የሰብል ማፅጃ የሰብል ማፅጃ የምንለው ከተወቃ በኋላ ፍሬውን ከቀላል ገለባ አቧራ እና አረም ዘር ለማፅዳት የሚያገለግል ማሽን ነው። ይህ የማሽን እንግዲህ ፍሬን ከገለባው ለመለየት የምንጠቀምበት የእርሻ ማሽን ነው።

የህክምና ክሊኒኮችና ላቦራቶሪዎች የግል እንስሳት ክሊኒኮች የክልል ላቦራቶሪዎችን ለመመርመር የህክምና እንስሳቶቹ ከፍተኛ ጥቅም ያለው የእንስሳት ህክምና በመባል ይታወቃል።

ሶብ ሶይለር ከጥልቅ ማረሻ በታች የሚገኘውን ጥቅጥቅ ያለ ያለ የአፈር ንጣፍ በመስበር የውሃ ፍሰት እና የስር ድገትን ለማሻሻል የሚጠቅም በሀገር ውስጥ ካሉ የእሻ ማሽኖች ውስጥ የሚመደብ እና ከፍተኛ ጥቅም ያለው ነው።

ትንባሆ ትንባሆ የምንለው ለትንባሆ ፋብሪካ ግብዓትነት በሀገሪቱ ውስጥ በትናንሽ አካባቢዎች የሚመረት ሰብል ሲሆን ይህም እንግዲህ በጣም ሱስ ከሚያስይዙ ነገር ግን ከጥራጥሬ ሰብል ውስጥ ይመደባል።

የደን ልማት የደን ልማት እንግዲህ የማህበራዊ ልማት የምንለው በህብረት በወንድሞችን በመልማት የአካባቢውን የአየር ንብረት የሚቆጣጠሩበት ለማስተካከል የሚደረግ የጋራ ስራ ነው

ሸንኮራ ገዳም ሸንኮራ አገዳ ለስኳር ፋብሪካ ግብዓት በመሆን የሚያገለግል መሬት በመሸፈን እና በአሁኑ ሰዓት ለጉዞ አገልግሎቶች እየዋለ ያለ ነው

ሲስተሚክ ፈንገስ ገዳዮች በእጽዋቱ ውስጥ በመግባት የፈንገስ በሽታዎችን ከውስጥ የሚዋሉ ለምሳሌየስንዴ ዝገትን በሽታን ለመቆጣጠር እና በጣም አስፈላጊ ከሆኑ የአግሮኬሚካሎች ውስጥ የሚመደቡ ናቸው።

ማነቂያ ማነቂያ የምንለው የበሪዎችን አንገት ጥብቅ አድርጎ ሊይዝልን የሚችል ለማረስ ደግሞ በጣም አስፈላጊ የሆነ ከእርሻ ማሽኞች ውስጥ የሚመደብ ከፍተኛ ጠቀሜታ ያለው እንዲሁም ደግሞ ብዙ ጊዜ በገበሬዎች የሚጠቀሙበት ነው።

አነስተኛ መስኖ አነስተኛ መስኖ የምንለው ከመስኖ ስርዓቶች ውስጥ አንዱ ሲሆን ከአንድ ሺህ ሄክታር በታች ያለው በገበሬዎች የሚመራው አብዛኛውን ጊዜ በኢትዮጵያ መስኖ ልማት በዚህ ልማት ስር የሚካሄድ በመሆኑ ይህን በሀገራችን ካሉ የመስኖ ስርዓቶች ውስጥ አንዱ ነው።

የቀርቀሃ እርሻ ኢንዱስትሪ የቀርቀሃ እርሻ የምንለው እንግዲህ ቀርቀሃን ለወረቀት ለቤት እቃዎች ወይም ደግሞ ለግንባታ ግብዓትነት በስፋት ማልማት እንዲሁም ለተለያዩ ጠረጴዛዎችና ወንበሮች አገልግሎት የሚሰጠውን ቀርቀሃ የማምረት ሂደት ነው።

የባሌ ተራሮዎች አረንጓዲ ዝንጀሮ በባሌ ተራሮች ድኖች ውስጥ የሚገኝ ብርቅዬ የጦጣ ዝርያ ሲሆን በቀርቀሃ ተኩሎች ላይ ጥገኛ በመሆን የሚገኙ እነዚህ ዝንጀሮች በባሊ አካባቢ ይገኛሉ።

መስኖ ግድብ በአማራ ክልል ጎንደር አካባቢ የሚግብርና ምርታማነትና ተፋሰስ ልማት ከፍተኛ አስተዋጾ ያለው በሀገራችን ውስጥ ከምስኖ ስርዓቶች ውስጥ አንዱ የሆነ የከፍተኛ ጥቅም የሚሰጥ የመስራት ነው።

የቀርቅሃ ልማት የቀረቃልማት የምንለው ለቤት ግንባታ ኢንዱስትሪ ግብዓት ትልቅ ጠቀሜታ ያለው በመሆኑ በእርሻና በመንግስት ፕሮጀክቶች እየተስፋፋ ያለ ልማት ነው ይህ ቀርቀሃ በመባል የሚታወቀው የማልማት ስራ ነው።

የዘር ተከላ ባለሙያ የዘር ተከላ ባለሙያ የሚባሉ አርሷደሮች በመንግሥት የአረንጓደ አሻራ ፕሮግራሞች ውስጥ በመሳተፍ ከፍተኛ ቁጥር ያለው ችግኝ በስኬት በመትከል እና በመንከባከብ የሚታወቁ ሰዎች ናቸው። ይህም የአካባቢቸውን የአየር ሁኔታ የሚንከባከቡ ሰዎች ናቸው።

የቀዶ ሕክምና የእንስሳት ሕክምና የከብቶችን የበጎችን ወይም ደግሞ የሌግሎችን እንስሳት ሕይወት ለማዳንና ጉዳትን ለማከሚሚከናውሆን የሕክምና ሥራ ሲሆን ም እንግድ የእንስሳቶችን የቆዶ ሕክምና በመባል ይታወቃል።

ኦርጋኒክ ማዳበሪያ ከተፈጥሮ ቁሳቁሶዎች ለምሳሌ የፍግ ማዳበሪያ የሚዘገጋጅ ሲሆን የአፈር አወቃቀርና ለምነትን ያሻሽላል። ይህም ኦርጋኒክ ማዳበሪያ የሚባለው ለምሳሌ ኮምፖስት እየተባለ የሚሰራው የኦርጋኒክ ማዳበሪያ ነው።

ከኢንዱስትሪ ርሻ አገልግሎት የኢንዱስትሪ ርሻ አገልግሎት የምንላቸው እንግዲህ በሀገራችን በተለያዩ አካባቢዎች የኢንዱስትሪውን ዘርፍ ከፍለ ማድረግ እና የግብርናው ዘርፍ ላይ ከፍተኛ ጥቅም የሰጡ ያሉ በአሁኑ ወቅት ከብዙ ቦታ ተሰጧቸው የሚሰራባቸው ሥራዎች ናቸው።

የአትክልት ዘር እርሻ እንደ ቲማቲም ሽንኩርት በርበሬ እና ጎመን ያሉ የአትክልት ዝርያዎችን ዘር የሚያመርት ብዙውን ጊዜ ከፍተኛ ጥንቃቄ የሚጠይቅና ለብዙ ለማበረሰብ ክፍሎዎች ከፍተኛ ጠቀሜታ ያለው ነው።

የኢትዮጵያ ተኩላ በዓለም ላይ እጅግ ብርቅዬ ከሆኑ የዋሻ ዝርያ እንዱ ነው። ይህም እንግዲህ ከሰሜን ተራሮች ውስጥ የሚገኝ በኢትዮጵያ ውስጥ ብርቅዬ ከሚባሉ እንስሳቶች ውስጥ የሚመደብ ሲሆን፤ በተለይ በባህር የተራሮች ብሄራዊ ፖርክ የሚገኙ አሁን ላይ አደጋ ላይ ወደቁ ናቸው።

ቀጠልጫት በአንዳንድ ክፍሎዎች በኦሮሚያ ሶማሊያ ሀረር ከፍተኛ ገቢ የሚያስገኝ በለሀገር ውስጥ ለውጭ ገቢያ የሚቀርብ ያበረታችው ተክል ሲሆን እነዚህ ሰብሎች እንግዲህ በሀገራችን ውስጥ የሚገኙ ሰብሎች ናቸው፡፡

የኤነርጂ ፕላንቴሽን በፍትነት የሚያድ ጉዝርያዎች በመትከል ለነዳጅ ማገዶ እና ከሰል የሚያገለግልንጨት ማምረት የሚያስችል ሲኸሆን ይህም እንግዲህ በአካባቢያችን ወይም በሀገር አቀፍ ደረጃ የተሠራበት ይገኛል፡፡